ፍቅር እስከ መቃብር ሀዲስ አለማየሁ የደረሰው ፍቅር እስከ መቃብር የሚለው መጽሐፍ ነው። ይህ መጽሐፍ በስንት ዓመተ ምህረት ተጻፈ?

ይህ እንግዲህ ህንጻ ወይም ስነ ህንጻ በታም የሚያምር ደስ የሚል ድዛይን ያለው ስነ ህንጻ ነው። ይህ ስነ ህንጻ በማንኮ ተቋራጭ ተሰራ እንዴትስ ተሰራ የሚል ጥያቄ ነው።

ይህ እንግዲህ ንግድ ሥራዎች እና ግብይት ነው። ይህን ንግድ ሥራዎች እና ግብይት ምን ምርቶችን እያመረተ ነው

ይህ እንግዲህ የአትክልት አይነት ነው ጥቅሙ ምንድነው? ለምን ጥቅም ይውላል? የት አከባቢ ይህ የአትክልት አይነት ይመረታል የት አካባቢ ነው የሚመረተው እና በስፋት አገልግሎቱ ለምንድነው?

ይህ ቦታ በጣም ያማረ እና ያጌጠ ቦታ ነው። በጣም ደስ የሚል ቦታ ነው። በጣም አጊጧል። ይህን ቦታ እነዴት እና ማን ነው ያስጌጠው? እነዚህን ቦታ የሚያስጌጡ አካላቶች እነማን ናቸው?

ይህ እንግዲህ ዘመኑ ካፈራቸው ቴክኖሎጂዎች አንዱ ልዩ ልዩ መሳሪያ ነው። ማሽናዊ መሳሪያ ነው። ይህ መሳሪያ ለምን ለምን ያገለግላል? ይህን መሳሪያ ያመረተችው ሀገር ማን ናት?

ይህ እንግዲህ የመዝናኛ እና የመናፈሻ ምሳሌ ነው። ይህ የመዝናኛ እና የመናፈሻ የጣና አካባቢ የተሰራ ይመስላል። ከዚያ ነው እየተሰራ ያለው እሂ ፕሮጀክት መቸ ያልቃል።

ይህ እንግዲህ የደቡብ ብሔራዊ ክልላዊ መንግሥት ህዝቦች ባንድራ መለያ ነው። ይህ መለያ ለምን ከደቡብ ቀይ ነጭ ሰማያዊ ሆነ? መሀል ላይ አርማውስ ለምን የሳር ቤት ምስል ተደረገ?

ይህ እንግዲህ ከቤት እቃዎች ውስጥ አንዱ ነው ።ይህ እቃ እንግዲህ ለተለያዩ የምግብ አይነቶች መስሪያ ነው። ይህ እቃ በኤሌክትሪክ ነው ሚሰራው ወይስ በእሳት ወይም በከሰል ነው? ሚመረተውስ የት ነው? የሚያመርተው ድርጅትስማነው?

ይህ ምግብ እንግዲህ ከቃሪያ ከሽንኩርት የተዘጋጀ የምግብ አይነት ነው። በጣም የሚጣፍጥ የምግብ ነው። ቃሪያና በሽንኩርት ወይም የተሞከተ ቃሪያ ነው የሚባለውና ኧ ልዩ ስሙ ምንድነው? ይህ በቃሪያና ከሽንኩርት የተዘጋጀ ልዩ ስሙ ማን ነው?